በመሰረተ ያገልግሎት ግንባታ ቦታ የተቆፈረመ ስሚንቶች እንዲሁም ሌሎች ግንባታ እቃዎችን እናያለን ንፃዎች ቆፋሪ መኪናና

ይቺ ከኢትዮጵያ ብርቅዬ እንስሳቶች መካከል አንዱ የሆነች የቡናማና ነጭ ቀለም ቆዳ ቀለም ያላት እንዲሁ ሁለት ረጃጅም ቀልዶች ያሏት የሚኒሊክ ድኩላ ትታያለች በዙርያዋን ደግሞ ሳሮች የግጦች ቦታዎች እንመለከታለን።

በዩኒስኮ የተመዘገበው ይህ የላሊበላ ውቅር አባያተ ክርስቲያን ሲሆን የኢትዮጵያ ብቻ ሳይሆን የዓለም ነው ቤተክርስቲያን የሚያምር እይታ ያለው ሲሆን ይህም ደግሞ ልዩ የሚያደርገው ነገር ከአንድ ውቅር ድንጋይ ተፈልፍሉ መሠራቱ ነው።

የኢትዮጵያን ባህል እና ወግ የሚያሳይ አንዱ የኢትዮጵያ ባህላዊ አለባበስና ስነሥርዓቶ ሲሆኑ ይህም አንድ ሙሽራ ሲያገባ የሚታይ ነው ይህም ሙሽራ ሙሽሪትን በጀርባ አዝራ ሲንቀሳቀስ እንታያለን ከኋላም ደግሞ የሚጨፍሩ ሰዎችን እናያለን የአw ሰዎች ይመስላሉ፡፡

በምስሉ የሚታየው በትምህርት ቤት ውስጥ ሲሆን ተማሪዎቹ ሚኒፎርም ለብሳ ይታያሉ በዙሪያቸውን አትክልት ይታያል ይህም በአሚኮ የስርጭ ሕዘቢያ የቀረበ ዚና ትምህርት ያቋረጡ ተማሪዎች ሚዘግብ ሲሆን ይህም ከ4.1 ሚሊዮን በላይ ተማሪዎች በሚያሳዝን ሁኔታ ከትምህርት ገበታቸው ውጭ መሆናቸውን ያሳያል።

በካርቶን ሳጥን ውስጥ የተቀመጠ እንዱም ደግሞ በነጅ መረብ ውስጥ የተጠቀለለ ል በፌስታል የተሸፈነ ይሄ በጣም የሚጣፍት የቻይና ሸክኒት ነው።

በስኒ ውስጥ ቡናና ጤንአዳም ቅጣት ስንመላከ ስኒውም ሁነት አበበዎች በተሳርበት የስኒ አስቀመጫ ላይ ተቀምጡ እናያለን። ቡናም በማነቃቀነት የሚጠቅም የትኮስ መጠጥ ዓይነት ነው።